ስነ ህንፃ ስነ ህንፃ የሰው ልጆች እጅግ ዘመናዊ የሆኑ ቤቶችን እና እንዲሁም መስመሮችን ለመስራት የሚጠቀምበት የጥበብ ውጤት ነው ።ለምሳሌ የፎቅ አሰራር ።

በምስሉ ላይ የምመለከተው የአስፓልት መንገድ ሲሆን፤ በዚህም ያስባል መንገድ ለሰው ልጆች ማለት ፈቀዱ ዜራዎችን እና እንዲሁም በአጠገቡ የተተከሉ የተለያዩ እጽዋቶች ተካተውበታል።

ሙዚቃ ሙዚቃ የሰው ልጆች ሲከፋቸውም ሆነ ሲደሰቱ ሀሳባቸውን የሚገልፁበት የጥበብ ውጤት ነው። ሙዚቃ በተለያዩ መሳሪያዎች ይታጀባል። ለምሳሌ የትንፋሽ የሙዚቃ ማጀቢያ መሳሪያዎች።

በምስሉ ላይ እጅግ ውብና ማራኪ የሆነ የተለያዩ የቤቱ ውስጥ ቅርፃ ቅርፆች ተቀምጠዋል እንደዚሁም በተለያዩ ማዳበሪያዎች የተሰሩ ቁናዎችና የሚያምር ወንበሮች ተካተውበታል።

የአካል ጉዳተኞች በዊልቸር ላይ በመቀመጥ የቅርጫት ኳስ እንዳሉ የሚያሳይ ምስል ተበላ በዙሪያቸው ብዙ ተመልካቾች እንዳሉ የሚያሳይ ምስል ተመልክተዋል።

የቤት እቃዎች የቤት እቃዎች የሰው ልጅ ቤት ውስጥ ከሚጠቀምባቸው መሳሪያዎች ውስጥ ዋነኞቹ ናቸው። ከቤት እቃዎች ውስጥ ለማብሰያ የሚያገለግሉትን መጥቀስ ይቻላል። ለምሳሌ ምድጃዎች ዋነኞቹ ናቸው።

በአለም ደረጃ ከሚታወቁ እጅግ ታላላቅ የእግርኳስ ክለቦች ውስጥ አንዱ የሆነዉ ማንችስተር ሲቲ የፊት መስመር አጥቂ ብራውን ሀላንድ በምስሉ ላይ ተመልክተናል።

ወጣ ገባ የበዛባቸው መልከአ ምድራዊ አቀማመጦች እና የተለያዩ እፅዋቶች በምስሉ ላይ ተካተዋል እንዲሁም የገጠራማ ቤቶች በምስሉ ላይ ተካተዋል።

መጓጓዣ እና ተሽከርካሪዎች ተሽከርካሪዎች ከህዝብ ትራንስፖርት ባለፈ ለግብርና ስራ አገልግሎት ይውላሉ ለምሳሌ ለእርሻ አገልግሎት ትራክተር አስፈለጊ ነው

ምስሉ ላይ የምንመለከተው የአማራ ሚድያ ኮርፖሬሽን አሚኮ እንዲሁም በድንኳኑ ውስጥ ለማስታወቂያ የሚሆኑ የተለያዩ ስራ ውጤቶችን እንመለከታለን ለምሳሌ ቀሚስ ቦርሳ እና የመሳሰሉት

ጥበብ ና ባህል ጥበብ እና ባህል የተለያዩ የሙያ መስኮችን የያዘ የሥራ መስክ ነው። ለምሳሌ በኢትዮጵያ እጅግ የሚታወቀው የእደጥበብ ሥራ ውስጥ የብረታብረት ሥራን መጥቀስ ይቻላል።

በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ከሚፈፀሙ ሀይማኖታዊ ስርዓቶች ውስጥ ጋብቻ አንዱ ነው። ጋብቻ በቤተክርስቲያን ውስጥ በስርዓተ ተክሊል እና በስርዓተ ቁርባን ይፈፀማል።

እጅግ የተንዳለለ እና ሰፊ የእርሻ ቦታዎች በምስሉ ላይ ተቀትዋል። እነዚህም የእርሻ ቦታዎች ለተለያዩ የዕደጥበብ ሥራዎችን ለመስራት የሚያገለግሉ የጥጥ ምርቶችን ይዘዋል።

ለሃገራችን የጀርባ ተብሎ ከሚታወቁት የኢኮኖሚ ዘርፎች አንዱ ነው ዋነኛ የሆነው የግብርና ራ በምስሉ ላይ የተመላክቷል በመውጣት ላይ እንዳሉ የሚያሳይ ምስል ተበላ

ተራራማ የመልካም ምድር አቀማመጦች እንዲሁም ዋሻዎች በምስሉ ላይ ተመላክተዋል በነዚህም ዋሻዎች አንድ የኢትዮጵያ ኦርቶዶክስ ተዋህዶ አባት ጸሎት በማድረግ ላይ እንዳሉ የሚያሳይ ምስል ተመላክቷል።

መዝናኛና መናፈሻዎች መዝናኛና መናፈሻዎች የሰው ልጅ ድብርትን እና ትርፍ ጊዜ ለማሳለፍ ከሚጠቀምባቸው ቦታዎች ውስጥ ይጠቀሳለ። ለምሳሌ የትወና መድረክ እና ቴያትር ቤቶዎች

በኢትዮጵያ ውስጥ ቀዳሚ ከሆኑ የትምር ተቋማቱ ውስጥ አንዱና ዋነኛው የሆነው የአዲስ አበባ ዩኒቨርሲቲ መግቢ በር በምስሉ ላይ ተመላክተዋል። ይህም መግቢያ በር በተለያዩ ቅርፃ ቅርፀዎች ተገንብቷል።

የታረሱ ቦታዎች እና እንዲሁም ሳራማ ቦታዎች በምስሉ ላይ ተካተዋል። የታረሱ ቦታዎችም የክረምት ወቅት በመግባቱ እንደጨቀዩ የሚያሳይ ምስል ተካቱዋል።

እጅግ የተንጣለለ ደናማ አካባቢ በምስሉ ላይ ተመላክቷል። ይህም ደናማ አካባቢ የሚያማምሩ አረንጓዴማ ስፍራዎችን። ረዣዥም እፅዋቶችን ፣ሳሮችን አካቷል።

የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን አማኘዎች አባት በዚህ ምስል ላይ ተቃተዋል እነዚህም አባት የተለያዩ የቤተ ክርስቲያን መሣሪያዎችን ይዛው ይታያለ ከእነዚህም ውስጥ ጽናጽን እና ማቆሚያ ይገኙበታል።

ቤተሰብ እና ማህበረ ሰብ ቤተሰብ በአንድ ቤት ውስጥ የሚኖሩ የሰዎች ትርክም ሲሆን ማህበረሰብ የአንድ አካባቢ ሰዎች ተመሳሳይ አለባብዝጥ ተመሳሳይ አመጋግብ እና ተመሳሳይ ያንኗርዘ ያላቸው ናቸው፡፡

በጥንት ጊዜ ከተሰሩ የስነ ሕንፃ ሥራዎች ውስጥ አንዱ የሆነ የህንፃ ምስል ተመላክቷል በዚህም ስነ ሕንፃ የተለያዩ ቅርጽ ቅርጽች የኢትዮጵያ ኦርቶዶክስ መስቀሎች ይገኙበታል።

ይህ ምስል የሚያመላክተው በገጠራማ አካባቢ የአፈር ማደበሪያ ጭኖ ሲመንቀሳቀስ የነበረ ተሽከርካሪ አደጋ ማጋጠሙን እና በአጠገቡም ሁለት ታዳጊዎች ቁመው እየተመለከቱት እንደሚገኙ ነው።

መጓጓዣ እና ትራንስፖርት :- መጓጓዣዎች የሰው ልጆች ከአንድ ቦታ ወደ ሌላ ቦታ እንቅስቃሴ ሲያደርጉ የሚጠቀሙዋቸው የተለያዩ የማሽነሪ ውጤቶች ናቸው:: ከእነዚህም ውስጥ የህዝብ ማመላለሻ አውቶብሶች ይጠቀሳሉ።

እቃዎች እቃዎች ብዙውን ጊዜ የቤትና የቢሮ እቃወች ተብለው የሚከፈሉ ሲሆን የቤት እቃዎች ከምንላቸው ውስጥ አልጋ መቀመጫ ወንበሮች እና የመሳሰሉትን መጥቀስ ይቻላል።

ባህላዊ ህክምና ባህላዊ ህክምና ሊደገፋ እና ሊበረታቱ የሚገቡ የህክምና ዘርፎች ናቸው። ለምሳሌ በሀገራችን የሚታወቀው የወጌሻ ህክምና አንዱ ነው።

በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እጅግ ብዙ አበይት በዓላ ይከወናሉ። ከእነዚ ክብረ በዓላት ውስጥ የጥምቀት በዓል እጅግ ታዋቂ እና ጥንታዊ ነው።

እንስሳት እንስሳት የቤት እና የዱር እንስሳት ተብለው በአኗኗር በሁለት ይከፈላሉ የቤት እንስሳት የምንላቸው ከሰው ልጆች ጋር ተላምደው የሚኖሩ ፍጡሮች ናቸው ለምሳሌ ውሻ፣ ድመት የቤት እንስሳት በመባል ይታወቃሉ።

ከንግድ እና የግብይት ስራዎች ውስጥ የብሎኬት አንዱ ነው። ብሎኬት ለህንፃ መስሪያ አገልግሎት ይውላል። ብሎኬት የሚዘጋጀውም ከሲሚንቶ እና ከተለያዩ ጠጠር ነገሮች ነው።

ጉዞ፣ ቱሪዝም እና ስደት ጉዞ ቱሪዝም እና ስደት የአንድ አካባቢ ሰዎች የተወለዱበትን ቀዬ ለቀው ድንበር አቋርጠው በባህር በውሃ የሚያደርጉት የሰዎች እንቅስቃሴ ነው።

በኢቤስ ቴሌቪዥን ከምናውቃቸው ታዋቂ እና ዝነኛ ጋዜጠኞች መካከል አስፋው መሸሻ አንዱ ናቸው። አስፋው መሸሻ በአሁኑ ሰአት በህይወት የሉም።

ጌጣጌጦች ጌጣጌጦች የሰው ልጆች ውበትን ለመጠበቅ እና እይታን ለመሳብ ከሚጠቀሙባቸው የተለያዩ ዘዴዎች ውስጥ አንዱ ነው። ለምሳሌ እንደ ቀለበጥ፣ የጀሮ ጌጥ እና የአንገት ሀብሎች ይገኙበታል።

እቃዎች እቃዎች ብዙውን ጊዜ የቤትና የቢሮ እቃዎች ተብለው የሚከፈሉ ሲሆን እንደ ቁምሳጥን ያሉት ግን በቤትም በቢሮ ውስጥም አልግሎት በመስጠት ይታወቃሉ።

አርማ አርማ የሀገራት የድርጅቶች እንዲሁም የስራ ቦታወች የግላቸው የመለያ ምልክት ነው። ይህንንም የመለያ ምልክት ከነሱ ፈቃድ ውጪ መጠቀም በህግ ያስቀጣል።

ትራንስፖርት ትራንስፖርት የየብስ የባህር እንዲሁም የአየር በመባል ይታወቃል። የባህር ትራንስፖርት ከምንጠቀምባቸው መጓጓዣዎች ውስጥ ጀልባ እና መርከብ ይጠቀሳሉ።

የሙዚቃ መሳሪያዎች፤ የሙዚቃ መሳሪያዎች ለሙዚቃ ውበት እና እንዲሁም ተደማጭነት ትልቅ ቦታ አላቸው። ከነዚህም ውስጥ ዋሽንት፣ ክራር እና በገና እንዲሁም አታሞ ይገኛሉ።

የው ልጅ ከጥንት ጀምሮ የራሱን ውበቱን ለመጠበቅ የተለያዩ ተፈጥሯዊ እና ሰው ሰራሽነገሮችን እየተጠቀመ መጧል። ከተፈጥሮ ከምናገኛቸው የውበት መጠበቂያዎች ውስጥ ቅቤ አንዱ እና ዋነኛው ነው።

እቃዎች የቢሮና የቤት እቃዎች ተብለው የሚታወቁ ሲሆን የቤት እቃዎች ከምንላቸው ውስጥ ወንበር፣ ጠረጴዛ፣ አልጋ እና የመሳሰሉ ይገኙበታል።

ማስታወቂያዎች ማስታወቂያዎች የሰው ልጆች መረጃን ለመለዋወጥ ከሚጠቀሙባቸው መንገዶች ውስጥ አንዱ ነው። ለምሳሌ የመኪና መሸጫ እና ማምረቻ ማስታወቂያዎች እንዲሁም ክፍት የስራቦታ ማስታወቂያዎች።

ማስታወቂያ ማስታወቂያ የተለያዩ መልክቶችን ለማስተላለፍ ከሚያገለግሉት መሳሪያዎች ውስጥ አንዱ ነው። ለምሳሌ ዩኒቨርሲቲዎች ለጥሪ ማስታወቂያ እንዲሁም ድርጅቶች ለስራ ቅጥር ማስታወቂያ አገልግሎት ይውላልደ

ግብርና ግብርና ለሀገራችን ኢኮኖሚ የጀርባ አጥንት በመባል የሚታወቅ የኢኮኖሚ ዘርፍ ነው። ግብርና ከሚከወንባቸው ነገሮች ውስጥ የደረሱ አእዝርቶችን መውቃትና ወደ ቤትም መሰብስብ ይጠይቃል።

ሙዚቃ ሙዚቃ በተለያዩ መሳሪያዎች ታጅቦ የሚካሄደው የጥበብ ውጤት ነው። ለሙዚቃ ማጀቢያነት ከሚውሉ መሳሪያዎች ውስጥ ማሲንቆ፣ ክራር፣ በገና፣ ዋሽንት ይገኛሉ።

ትራንስፖርት:-ትራንስፖርት የባህር የአየር እንዲሁም የየብስ ትራንስፖርት በመባል ይታወቃል። የባህር ትራንስፖርት የባህር ትራንስፖርት የመርከብ እንዲሁም በጀልባ የሚከወን የትራንስፖርት አገልግሎት ነው።

እንስሳት እንስሳት የቤት እና የዱር እንስሳት ተብለው በአኗኗራቸው በሁለት ይከፈላሉ። የዱር እንስሳት የምንላቸው ከሰው ልጆች ተላምደው የማይኖሩ ፍጡሮች ናቸው ከእነዚህም ውስጥ ቀጭኔ እና የመሳሰሉ ይገኛሉ።

የኤሌክትሮኒክ ውጤቶች የኤሌክትሮኒክ ውጤቶች የሰው ልጅ ዕለት ከእለት እየተጠቀመ ከሚገኝባቸው ዋና ዋና ነገሮች ውስጥ ተቀዳሚውን ቦታ ይይዛሉ። ከነዚህም ውስጥ ባትሪ አንዱ ነው።

አርማ አርማ የአንድ ሀገር ወይንም የአንድ ድርጅት መለያ ምልክት ነው። ለምሳሌ የእርሻ እና የተፈጥሮ ሀብት ሚኒስትር አርማ፣ የኢትዮጵያ ንግድ ባንክ አርማ እንዲሁም የትምህርት ሚኒስትር አርማ።

እንስሳት እንስሳት የቤትና የዱር እንስሳት ተብለው በሁለት ይከፈላሉ የዱር እንስሳት የምንላቸው ከሰው ልጆች ጋር ተላምደው መኖር የማይችሉ በጫቃ የሚኖሩትን ነው።

ትምህርት፣ ትምህርት ለሰው ልጆች ማህበራዊ ግንኙነት እና ለስነልቦና ለውጥ እንዲሁም ለስነምግባር መስተካከል ትልቁን ቦታ ይይዛሉ። ከዚህም በተጨማሪ ለፈጠራ ስራ እጅግ ጠቃሚ ናቸው።

ምግብ ምግብ ለሰው ልጆች ለመኖር ከሚያስፈልጉት መሰረታዊ ፍላጎቶች ውስጥ አንዱ እና ዋነኛው ነው። ምግብ ከእፅዋት ተዋፅኦ እና ከእንስሳት ተዋፅኦ ማዘጋጀት ይቻላል።

የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በብዛት ከምትታወቅባቸው በዓላት ውስጥ የንግስ በዓላት እና የጥምቀት በዓላት ሲሆኑ በእነዚህም በዓላት ካህናቱ በተለያዩ ያሬዳዊ ዜማዎች እና በተለያዩ ቅኝቶች ያሳልፉታል።

የሰው ልጅ ራሱን እና አካባቢውን ለመለወጥ ከሚያደርገው ጥረት ውስጥ ትምህርት ትልቁን ድርሻ ይዞ ይገኛል። ትምህርት ከዚህም ባሻገር ለሰው ልጆች የስነምግባር መሻሻል ጠቃሚ ነው።

አማራ ሚዲያ ኮርፖሬሽን ወይንም አ.ሚ.ኮ፤ አ.ሚ.ኮ ከተለያዩ ሃገራት እንዲሁም በሃገር ውስጥ የተከወነ የተለያየ ድርጊቶች ለህዝብ የሚቀርብበት የመረጃ እና የዜና ወኪል ነው።

ታሪክ እና መልካምድር ታሪክ የጥንቱን የተለያዩ ግኝቶች እንዲሁም የፈጠራ ውጤቶች የምናስተላልፍበት መንገድ ሲሆን መልካምድር የተለያዩ የመሬት አቀማምጦችን ይይዛል።

መሰረታዊ አገልግሎቶች መሰረታዊ አገልግሎቶች የሰው ልጅ እለት ከእለት የሚጠቀማቸው የተለያዩ መንግስታዊ እና መንግስታዊ ያለሆኑ ተቋማት ናቸው። ለምሳሌ የህዝብ ላይብራሪ።

ስነ ህንፃ ስነ ህንፃ ሀገራችን ኢትዮጵያ ከምትታወቅባቸው ጥንታዊ ነገሮች ውስጥ አንዱ ነው። ከነዚህም ውስጥ እንደምሳሌ የላሊበላ አብያተ ክርስቲያ ስነ-ህንፃን መጥቀስ ይቻላል።

ትምህርት ትምህርት የሰው ልጅ ራሱን በስነምግባር አንፆ ለመገኘት እና እና ከተለያዩ የማህበረሰብ ክፍሎች ጋር ተግባብቶ ለመኖር የሚያስፈልግል ታላቅ መሳሪያ ነው።

ልዩ ልዩ መሳሪያዎች ልዩ ልዩ መሳሪያዎች ከምንላቸው ውስጥ የሙዚቃ የምት መሳሪያ አንዱ ነው። የሙዚቃ የምት መሳሪያ የሙዚቃዎችን ውበት ለመጨመር እና ሙዚቃን ለማጀብ ያገለግላል።

ስደት ስደት የሰው ልጆች ሀገራቸውን ጥለው ድንበር አቋርጠው በባህር እና በየብስ የማያደርጉት ጉዞ ነው። ስደት ህገወጥ የሰዎች ዝውውር በመባል ይታወቃል።

እቃዎች እቃዎች ብዙውን ጊዜ የቤትና የቢሮ እቃወች በመባል የሚታወቁ ሲሆን። የቢሮ እቃዎች ከምንላቸው ውስጥ ወንበር፣ ጠረጴዛ እንዲሁም ኮምፒውተር፣ ላፕቶፕ እና የመሳሰሉት ይገኙበታል።

ተፈጥሮ እና አካባቢ፤ ተፈጥሮ እና አካባቢ የአንድን ማህበረሰብ መገለጫ የሆኑትን የመሬት አቀማመጥ፣ የአፈር አይነት፣ የእጽዋት ዝርያ እንዲሁም የዱር እንሰሳትን የሚያጠቃልል መገለጫ ነው።

ማስጌጥ ማስጌጥ ትርጉም ባለው መልኩ ውብ እና ማራኪ አድርጎ ማዘጋጀት ሲሆን። ለምሳሌ ለፍቅረኛሞች የተለያዩ ቀለማት ያላቸውን የአበባ ጉንጉኖች ማዘጋጀት

የሰው ልጅ ከጥንት ጀመሮ ሀሳቡን ከሚያካፍልባቸው ዋነኛና ቀዳሚ ነገሮች ውስጥ መፅሀፍ ፣መፅሄት እና ጋዜጣ ይገኙበታል ።እነዚህም የሀሳብ መለዋወጫወች ብዙውን ጊዜ የሚተላለፊት በፅሁፍ እና በወረቀት ነው።

ታኮ ጫማ ታኮ ጫማ በብዛት ጥቅም ላይ የሚውሉት በስብሰባ በበዓላት እና በመሳሰሉት ዝግጅቶች ሲሆን በብዛት የሚጠቅሟቸውም ሴት ልጆች ናቸው።

ባንዲራና መለያዎች ባንዲራ እና መለያዎች ለአንድ የስራ ቦታ ወይንም ደግሞ ሀገር የተሰጡ ልዩ ምልክቶች ሲሆኑ እነዚህንም ምልክቶች ከእነዚህ ሀገሮች እና ድርጅቶ ውጭ መጠቀም አይፈቀድም።